የይርጋ ጨፌ ቡና አምራቾች ህብረት ስራ ማህበር አባላት እንግዲህ በአለም ታዋቂ የሆነውን ይርጋ ጨፌ የሚያመርቱትን ገበሬዎች ያካተታል የቡናውን ጥራት በመጠበቅ እና በማግኘት ለአባላቱ የገበሬዎች ድጋፍ ያደርጋል።

ሰላምባሰ አውቶቡስ ጥራት ያለው አገልግሎት የሚታወቅ ታዋቂ የክልሎች አቋራጭ አውቶብስ ኩባንያ ነው። ለተለያዩ የሀገሪቱ ዋና ዋና ከተሞች መካከል አገልግሎት ይሰጣል።

ሐበሻ ባስ አውቶቡስ አገልግሎት የክልሎች አቋራጭ አውቶቡስ አገልግሎት ሲሆን፤ በብዙ መንገድ መስመሮች የሚታወቅ የከተማ ፕሮጀክት ነው።

ወላይተኛ ከፍተኛ የሕዝብ ብዛት ያለው ሲሆን፤ ልዩ ባህላዊ አደረጃጀትና የባህል አልባሳት አለው። በአርቲስቶች እና በፈጣን የባህል ዕድገትን የሚታወቅ ባህል ነው።

hotel በአዲስ አበባ ቦሌ አካባቢ የሚገኝ ሲሆን ዘመናዊና ምቹ አገልግሎት ይሰጣል ለስብሰባዎች እና ለቤተሰብ ቆይታ ምቹም ነው

የአዲስ አበባ የህግና ፖሊሲ ጥናት ተቋም የህግና ፖሊሲ ጥናት ላይ የሚሰራ ተቋም ሲሆን የሀገሪቱ እቅድ ላይ ማሻሻያዎች ያደርጋል። ጥናቶችን በማድረግ የመፍትሄ ሀሳቦችን ያቀርባል።

የካ ሪል ስቴት በየካ አካባቢና በአካባቢው የመኖሪያ ቤቶችን ይገነባል። ለተፈጥሮ ቅርብ የሆኑና ምቹ የሆኑ አፓርታማዎችን በማቅረብም የሚታወቅ ሪል ስቴት ነው።

ገርጂ በግውርጅ አካባቢ የሚገኝ ኮንደምኘም ነው። ለገበያ ማዕከላትና ለዋና መንገዶች ቅርብ ነው። በጥሩ ምቹነት ተመራጭ ያደርገዋል።

የአፋር ባህል የምራቃ ኢትዮጵያ ህዝብ ሲሆን የአፋር ብርሃንና የጨው ማውጣት ባህል አለው። የአርብቶ አደር ህይወት ዋነኛ መለያ ከሆነው ውስጥ አንዱ ነው።

አለም ስፔሻላይዝድ ሆስፒታል ታዋቂ የግል ሆስፒታል ሲሆን በዘመናዊ የህክምና መሳሪያዎች እና ምቹ አገልግሎት ይታወቃል። ለአጠቃላይ ህክምና እና ሪፈራል አገልግሎት ይሰጣል።

ኦሮሞ የኢትዮጵያ ባህል አንዱ ሲሆን በኢትዮጵያ ትልቁ የብሄርን ቡድን ነው ዲሞክራሲ መሰረት የሆኑ የገዳ ስርዓት አለው ሰፊ ስርጭት ያለው ሲሆን የስራ የባህል ማንነቱ ታሪካዊ አደረጃጀቱ ይታወቃል

የአርሲ ገበሪዎች ኅብረትሥራ ማህበራት ዩኒየን በዋናነት በእህል ምርት ላይ ትኩረት ያደርጋል። የአርሲ ገበሪዎች የምርት ግባአት እንዲያገኙና ምርታቸው ለገብያ እንዲያቀርቡ ይደግፋል።

የካቴት 12 ሆስፒታል ካሪካዊ የመንግሥት ሆስፒታል ሲሆን የጤና ሚኒስተርን ሪፈራል ሥርዓት ይደግፋል ለአጠቃላይ ሕክምን አገልግሎት ተመራጭም ነው።

ኦሞ ባንክ በቀድሞ የደቡብ ክልል ትኩረት ሲያደርግ ቆይቶ በቅርብ ጊዜ የንግድ ባንክ ፈቃድ አግኝቷል ለካባቢው የንግድ ልውጥ አስፈላጊ የሆኑ አገልግሎቶችንም ይሰጣል።

አዲስ የልብ ስፔሻላይዝ ክሊኒክ ለልብ ሕክምና ስፔሽሊዝ የግል ክሊኒክ ነው የልብ ቀዶ ሕክምናእና ዘመናዊ ምርመራዎችን ያካሄዳል በኢትዮጵያ የልብ ሕክምና ዘርፍ ግንበር ቀደም ነው፡፡

የፌዴራል ተክራይ ፍርድ ቤት ኸንሳ የሀገሪቱ ከፍተኛው ፍትህ አካል መከመጫ ነው። የመጨርሻ የሕግ ምሳኔዎች የሚሰጡበት እና የሕግ የበላይነትን የሚያረጋግጥ ማዕከል ነው።